እንግዲህ የመጽሐፍ አይነት የምይጻፍ ገድል የሚል ርዕስ አለው። አንድ መጽሀፍ ነው ማለት ነው። ይህም ከላይ ላይ የምናየው እርስም የመጽሐፉ ርዕስ ነው ማለት ነው።